መጠጦች እነዚህ የመጠጦች ብዙ የተለያዩና ካልኮልና ከአልኮል ነፃ የሆኑ መጠጦችን የያዘ ሲሆን እንደምናየው ሀበሻ ቢራ፣ ዋልያ ቢራ፣ ሃረር ቢራ እና ሶፊ የመሰሉትን የያዘ የመጠጦች ስብስብ ነው።